በዚህ ምስል ላይ የምንመለከተው ደግሞ አንድ ቆዳ ጫማ ሲሆን፤ ጎዳናው በጣም ትልቅ የሆነ ነው፣ ትልቅ ሶል አለው እና ከላይ በጣም አብረቅራቂ የሆነ ቀለም የተቀባ፣ ማሰሪያው ደግሞ የታሰረ እና የተያዘ ጫማ ነው።

ሙዚቃ ለምሳሌ የሰርግ ሙዚቃ ሰዎች ሲጋቡ ይደመጣል የተለያዩ አርቲስቶች ወይም ዘፋኞች መጥተው የሚጫወቱት ሲሆን በጣም ታዋቂና ተፈላጊ የሙዚቃ አይነት ነው።

በዚህ ምስል ላይ የምንመለከተው በአንድ ሆስፒታል ወይም ደግሞ ጤና ጣቢያ ውስጥ ያካሚዎች መተኛ አዳራሽ ሲሆን በአዳራሾች ውስጥ በጣም በርካታ ተጠቃሚዎች በሰማያዊ ልብስ ለብሰው ተኝተው ላይ ተደርድረው ይታያሉ ነርሶች እነሱን እያከማቸው እንዳለ ያሳያል እና በአዳራሹ በነጭ ቀለም የተቀጣ ሰፊ አዳራሽ ነው

ይህ ምስል የሚያሳይን በአንድ በጣም የተጨናነቀ የገበያ ማዕከል ወይም ጉሊት ቦታ ሲሆን በከተማ ውስጥ የሚገኝ የጉሊት ቦታ ነው በቦታው ላይ የተለያዩ የጭሳጭ ሳይነቶች በኬሻ ተቆጥረው ለገበያ ቀርቦ ይታያሉ በረካታ ሰዎች ሲንቀሳቀሱ እና ለግብይት ተፍተፍ ሲሉ ይታያል።

ይህ በምስሉ ላይ የምንመለከተው ጫማ ሲሆን፤ ጫማው የተሠራው ከሸራ ነው። ነጭ ሶል አለው እና ከላይ ደግሞ በጥቆር ቀለም የተሠራ ጫማ ነው። በጣም የሚያምር እና በነጭ ጠርምጴዛ ላይ ተቀምጦ የምናየው የጫማ ነው።

በዚህ ምስ ላይ የምንምመለከተው የአንዲት ልጅሀገረድ ፎቶ ሲሆን በፎቶ ላይ የአንዲት ልጃገረድ የጸጉር አሰራር እስታኃይልን ያሳያል። የፀጉር አሰራሩ በተለያየ ቅርጽ የተሠራ እና የሚያምር ሆኖ በባህላይ መንገድ የተሠራ መሆኑ ያስታወቃል። ልጅቷ ቀይሾራብ ለብሳለች።